ትምህርት ቤቶቹ የከተማዋን ፈጣን እድገት የሚቀበል ፈጣን የትምህርት ስርዓት ሊኖራቸው ይገባል። ይህም ተማሪዎችን ለ ሀያ አንደኛው ክፍለ ዘመን ስራዎች በከፍተኛ ሁኔታ እንዲዘጋጁ ይረዳል።

ማእከላቱ ለፓስፖርት ጥያቄ የሚያስፈልጉ ሁሉም አይነት ሰነዶችን ተቀብለው የማጠራት ኃላፊነት አለባቸው ይህ ማንነትን የሚያረጋግጡ መረጃዎች የልደት ማስረጃዎች እንዲያንዳንዱ የድጋፍ ደብዳቤዎችን ያጠቃልላል።

የተሟላ የልደት መረጃ የመንግሥት የአገልግሎዎት አቅርቦቶችን ለህዝብ ፍላጎት ተመጣጣኝ ለማድረግ እና በጀት ለመመደብ ትልቅ ሚናን ይጫወታሉ።